የሳፋሪኮም የድምፅ ጥቅል እንግዛ፣ በጉርሻ ደቂቃዎች እንበሽበሽ የሚል ማስታወቂያ የበራሪ ወረቀት ነው። ለመሆኑ ሳፋሪኮም ወደ ኢትዮጵያ የገባው በስንት አመተ ምህረት ነበረ?

ፍሬ በማፍራት ላይ ያለ የአንድ የእንጆሪ ዛፍ ወይም ቅጠል የሚታይበት። እንጆሪ በመባል የሚታወቀው አትክልት ነው ወይስ ፍራፍሬ ነው?

በእየአይነት የሚባለውን የኢትዮጵያ ምግብ በማዘጋጀት ላይ ያለች አንድ እናት ። ይህ በእየአይንት የሚባለው ምግብ ውስጥ የሚገኙ ምግብ አይነቶች ምን ምን ናቸው?

የኢትዮጵያ ህዝብ ተወካዮች ምክር ቤት ስብሰባ ይታያል። በኢትዮጵያ ህዝብ ተወካዮች ምክር ቤት አፈጉባኤ የወቅቱ ማን በመባል ይታወቃሉ?

አቦካዶ እና መረቅ ያለው ጥብስ በእንጀራ ሆነው የሚታይ ምግብ ነው። ይህን ምግብ ለመስራት ምን ምን ማቴርያሎችን እንጠቀማለን?

የተለያዩ ምግቦችን የያዘ ስላጣ፣ ካሮት፣ ክኮችን የያዘ በየአይነት በመባል የሚታወቀው ምግብ ነው። ለመሆኑ ከዚህ ምግብ ምን አይነት ንጥረ ነገር እናገኛለን።

አንድ ባህላዊ ሙዚቃ በመጫወት ላይ ያሉ ሰዎች ናቸው። ለመሆኑ በአሁኑ ወቅት ባህላዊ ሙዚቃዎችን በመጫወት የሚታወቀው አርቲስት ማን ይባላል።

የተለያዩ የአትክልት ተዋጾ መጠጦች እና ፍራፍሬዎች የሚታዩበት በማዘጋጀት ላይ ያለ ሰው ውስጥ የሚገኝ ንጥረ ነገር ሶስቱን ዝርዝር?

የባህርዳር ዩንቨርስቲ መላያ አርማ ፣ ለመሆኑ የባህርዳር ዩንቨርስቲ በስንት አመተ ምህረት ተመሰረተ ወይም ስንት አመት ላይ ይገኛል አሁን ላይ?

ከማሳ ላይ ገና የተቆረጡ ሙዞች ናቸው። በሙዝ ምርቷ የምትታወቀው የደቡብ ክልል ከተማ ማን ትባላለች?

በደብረወርቅ ከተማ አንድት በግ አምስት ግልገሎችን ወለደች የሚል ርዕስ ያለው የአሚኮ ዜና ነው። ለመሆኑ አንድት በግ ስንት ትወልዳለች በተለምዶ?

ባህላዊ ቀሚሶዎች ናቸው የሚታዩት ለመሆኑ ባህላዊ ቀሚሶች አሁናዊ ዋጋቸው ስንት ነው ወይም ስንት ወይም ምን ያህል ዋጋ ያወጣሉ?